ታሪክና መልክዓ ምድር ኢትዮጵያን እንመልከት በታሪኳ ቀደም ቅድም ስትሆን ቀደምት ታሪክ ያላት ስትሆን በመልካም በጣም ውብ ማራኪ እና ደስ የሚል የሚሉ ነገሮችን አንድ ላይ አካታ የያዘችልን እነሱም የዱር እንስሳቶችን ብዙ ጊዜ ያካትትልናል።